ይህ ምስል የሚያሳዬ የኢትዮጵያ ብሄራዊ ባንክ መለያ አርማ ሲሆን እዚህ ጋ አንድ ጥያቄ አለኝ። የኢትዮጵያ ብሄራዊ ባንክ በስንት አመተ-ምህረት ተመሰረተ?

ይህ ምስል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚከበር ፤ በላሊበላ የሚከበር የልደት በአል የአከባበር ስነስርዓትን ያሳያል ።

እነዚህ ሁለት ሰዎች የኢትዮጵያ አትሌቶች ናቸው ፤ አንደኛው ሃይሌገብረስላሴ በሁለተኛው ቀነኒሳ በቀለ።

ይህ የአትክልት ዝርያ ሲሆን ቀይ ስር ይባላል ። ከዚህ ላይ አንድ ጥያቄ አለኝ እርሱም የቀይ ስር ጥቅም ምንድን ነው?

የግብርና ዉጤት ሲሆን ምርት ከተሰበሰበ ቡሃላ የሚያሳይ ምስል ነው።

ይህ በምስሉ ላይ የሚታየው ሎጎ ወይም አርማ የኢትዮጵያ ፌደራል ፖሊስ አርማ ነው። ሎጎ ነው ችግር የለውም ሎጎ ብለው ማለት ነው።

ይህ ምስሉ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ-ክርስቲያን በአመት አንዴ የሚከበር የጥምቀት በአል ላይ የታደሙ ህይማኖተኞች ወይም ምእመናትን ያመለክታል።

ለአደጋ ጊዜ የሚያገለግል ማሽከርከሪያ ወይም መጓጓዣ

ይህ ምስል የኢትዮጵያን ባህላዊ ጭፈራን ያሳያል።

ይህ በኢትዮጵያ የታወቀ በጣም ታዋቂ ምግብ ሲሆን በየአይነት ይባላል። ይህም ምስር፣ ሽሮ፣ አልጫ፣ ቃሪያ፣ ግመን የያዘ ነዉ።

ይህ በአሚኮ የተሰራ ዜና ሲሆን ርእሱም 16ኛው የአማራ ክልል የባህል እና ኪነጥበብ ፌስቲቫል ይባላል ።